የልብ እና የሳንባ ስር መነቃቀል ልብ ያቆመ ወይም መተንፈስ ያቆመ ሰው ህይወቱን ለመመለስ የሚደረግ የደረት መጨፍለቅ እና ትንፋሽ መስጠት ነው።

ሳምባ ነቀርሳ በባክቴራያ የሚመጣ እና ሳንባን የሚያጠቃ በሽታ ነው ለረጅም ግዜ የሚቆይበት ሳል ክብደት መቀነስ እና የለሊት ላብ ያስከትላል በአየር የሚተላለፍ በሽታ ነው።

ደህንነቱ የተጠበቀ ወሊድድ በሰለጠነ የጤና ባለሙያ የሚሰጥ አስተማማኝ የወሊድ የድጋፍ አገልግሎት ሲሆን ለሚከሰቱ የሚችሉ ችግሮችን በወቅቱ በመከላከል የእናት እና የህፃንን ህይወት ማትረፍ ነው።

በአኩሪ መድሃኒቱ በሰው አካል ላይ እንዴት እንደሚሠሩና እንዴት እንደሚ የሚነኩ የሚያጠና የሳይንስ ዘርፍ የመድኃኒት ተፅዕኖዎችን አጠቃቀምና ጉዳዮሽ ጉዳቶችንም ይመረምራል።

የስፖርት ስነ ምግብ አክሌቶች የአካል በቃት እንቅስቃሳችውን እና የማግን ፍጥነታቸውን እንጅ የገብ ራቂ ፕሮኪን ካርቦ ሄድት እና ከሳሽ መውሳይድ ላይ የሚያተኩር የዘፍ ተናት ነው።

ሪፍሌክስ የሆድ ውስጥ አሲድ ወደ ጉሮሮ የሚያደርስ ሲሆን በተለይም በህጻናት ላይ በተደጋጋሚ ማስመለስ ያስከትላል ብዙ ጊዜ በዕድሜ እየጠፋ ይሄዳል።

የሴት ብልት ጤና የሴት የመራቢያ አካላትን ጤና የመደበኛ ምርመራዎችን እና እንዴ ኢንፌክሽን ያሉ ችግሮችን መከላከልን ያካትታል።

የ ጽንስ እና ማህጸን ሀኪም የሴቶችን የመራቢያ ጤና እርግዝና እና መዉለድን ይከታተላል። በእርግዝና ወቅት አስፈላጊዉን እንክብካቤ

የደም ስኳር መለኪያ በደም ውስጥ ያለን የስኳር መጠን ለመለካት የሚያገለግል ለስኳር ህመምተኞች የጤንነታቸውን ሁኔታ በየጊዜው እንዲከታተሉ ወሳኝ መሳሪያ ነው።

የስነ አምሮ ህክምና ማዕከል ከባድ የአምሮ ጤና ችግል ያለባቸውን ሰዎች በባለሙያዎች ክትትን እና እንገብካቢ የሚገኙበት የረጅም ወይም የአጭር ጊዜ የመኖሪያ ቦታ ነው።

የስፖርት ጉዳትን የመከላከያ መሳሪያ በስፖርት ወቅት ጉዳት እንዳይደርስ ለመከላከ የሚያገለግሉ ኩፎች ናቸው። እንደ ራስ ቆብ የጉልበት መከላከያ እና የእርጥበት መከላከያ ይመሳስሉትን ያጠቃልላል።

የውስጥ ደዌ ስፔሽሊስት የውስጥ አካላትን እንዴ ለም ሳንባ ኩላሊት የመሳሰሉትን የሚመለከቱ ስብስ በሽተዎችን ይመረመራል ያክማል ብዙ ጊዜ ከባድ የሆኑ በሽተዎችን ይከታተላል።

የአመልካች ፊርማ የአመልካችን መረጃ ትክክለኛ መሆኑን ድርጅቱ እንደተቀበሉን የሚያረጋግጥ ሕዝባዊ ማረጋገጫ ነው።

የመጀመሪያ ደረጃ እርዳታ አፋጣኝ እና ጊዜዊን እርዳታ ሲሆን የሕክም እና ባለሙያዎች እስኪደርሱ ህይውትን ለማዳን ይህ የሚሰጣል ይህን ልውጥ በቀላሉ ማዳን ይቻላል።